የእንስሳት ህክምና የእንስሳት ህክምና እንስሳቶች በጊዜው እና ወቅቱን በጠበቀ በሽታ እንዳይከሰትባቸው የማከምና የመጠበቅና የተስተካከለ እድገት እንዲኖራቸው አድርጎ የማከም ስነ ስርዓት ነው እንስሳቶችን ማከም በኢትዮጵያ የደካማ ባህል ሲሆን ከዚህ በኋላ ግን ቢታከሙ በጣም አሪፍ ነው።

የዱር እንስሳት ማለት ኑሯቸውን ከቤት ውጪ በማድረግ በዱር እና በገደል ኑሯቸውን የሚገፉ ናቸው። ከእነዚህም መካከል ጅብ ፣አበሳ ፣ቀጭኔ የመሳሰሉት ናቸው። እነዚህን ሳር በል እና ስጋ በል በመባል ልንከፍላቸው እንችላለን። እንደ ጅብ አ፣ አንበሳ ያሉት ስጋ በል ሲሆኑ እንደ ቀጭኔ፣ የሜዳ አህያ ያሉት ደግሞ ሳር በል እንላቸዋለን።

የእንስሳት እርባታ ከተማ ማህበረሰብ ይሆን በገጠር ማበረሰብ ዘንድ በብዛት ከሚተገበሩ ተግባራቶች መካከል አንዱ ነው። ለምሳሌ በከተማ ብናይ የዶሮ እርባታ ተብሎ ዶሮን በማርባት እንቁላሎችን በመሸጥ የተለያዩ ገቢዎችን የምናገኝበት መንገድ ነው። እንዲሁም የእንስሳት እርባታ በዚሁ ውስጥ ይጠቃልላል።

ጤፍከምግብ ሰብሎች መካከል አንዱ ነው። እሱ ዋነኛውና ዋናው ለእንጀራነት የሚያገለግል የምግብ የሰበር ሲሆን አንዳንዴ ሞቆሎውን እንዳመረጭ በመጠቀምጀራነት የሚጠቀሙበት ይሆናል።

ፀረ አረም ከአግሮ ኬሚካሎች አንዱ ነው። ሰብልን በማምረት የምናውቃቸው ባለድርሻ አካላት ይህንንም ፀረ አረም በመጠቀም የአረም አይነቶችን በቀላሉ እንዲያጠፋላቸው በብዛት ሲጠቀሙት እናያለን። የአግሮ ኬሚካል ባላቸው ሰዎች የሚቀመም ነው።

ሆልቲ ካልቸር ማለት የተለያዩ ሰብል አይነቶችን በአንድ ማሳ ውስጥ ማሳደግ ሂደት ነው። ሆልቲ ካልቸር መሬትን በአግባቡ እንድንጠቀም የሚያስችል ዘዴ በመሆኑ የሚያሆኑ አደሮችህን ተግባር ሲተገብሩት ይስተዋላሉ። ይህም ውጤቱ ከፍ ያለ እና እጅጉ የሚያስደስት ተግባር እንደሚሆን ያሳውቃል።

የኢትዮጵያ ገበሬዎች በጣም ለህዝቡ አስፈላጊና የጀርባ አጥንት ናቸው የኢትዮጵያ ገበሬዎች ባይኖሩ ኖሮ የኢትዮጵያ ህዝብ ይኖራል ብሎ በጣም አስቸጋሪና አደገኛ የሆነ ሀሳብ መሆን አለበት ይህ ሊሰመርበትና ሊታወቅ የሚገባ ሀሳብ ነው።

ሰሊጥ ከብል ምርቶች አንዱ ነው ሰሊጥ አብዛኛውን ጊዜ በረሃማ አካባቢዎች የሚበቅል ሲሆን አገልግሎቶች ይውላል ከነዚህም ውስጥ ወደ ውጭ ለመላክና ለዘይት ምርት አቅርቦቱ ያገለግላል ይህ ሰብል አይነት በአሁኑ ሰዓት በጣም ውዱ እና አስፈላጊ ነው።

የዱር እንስሳት ማለት ሂወታቸው በዱር በማድረግ ኑሮአቸውን የሚገፉ ናቸው። ከእነዚህም መካከል አንበሳ ቀጭኔ የመሳሰሉት ናቸው እነዚህም ስጋ በል እና ሳር በል በማለት ልንከፍላቸው እንችላለን። እንደ ጅብ ፣አንበሳ ያሉት ስጋ በል ሲሆኑ እንደ ቀጭኔ ፣የሜዳ አህያ ያሉት ደግሞ ሳር በል እንላቸዋለን።

ከእርሻ ማሽኖች ውስጥ ትራክተር አንዱ ሲሆን ትራክተር የተለያዩ ነገሮችን ለማድረግ ያገለግላል። ለምሳሌ ዘር ለመዝራት በምንዘጋጅበት ጊዜ መሬትን ለማለስለስ እና ለማረስ እንጠቀምበታለን። ትራክተር በኢትዮጵያ በጣም አስፈላጊ ከሆኑ ነገሮች ውስጥ አንዱ ነው። ይሁን እንጂ ዋጋው ውድ ስለሆነ ብዙ ሰው እየተጠቀመበት አይገኝም።

የእርሻ ማሸኖች እርሻ በአግባቡ እና አቀላጥፎ ለማረስ የሚያገለግሉ መሳሪያዎች ናቸው። እነዚህ ማሽኖች ውድ በመሆናቸው ማህበረሰቡ በስፋት ሲጠቀማቸው ብዙውን ጊዜ አይስተዋልም። ከነዚህም ማሽኖች ውስጥ ትራክተር ዋናው ሚና የሚጫወተው እንደሚሆን ይታወቃል።

ፀረ አረም ከአግሮ ኬሚካሎች አንዱ ነው ሰብልን በማምረት የምናውቃቸው ባለድርሻ አካላት ይህንን በመጠቀም ለአረም በቀላሉ እንዲያጠፋላቸው ሲጠቀሙበት እንመለከታለን ይህም አግሮ ኬሚካል እውቀት ባላቸው ሰዎች የሚቀመም ነው።

የምግብ ሰዎች በአብዛኛው በኢትዮጵያ ከሚገኙ ገበሬዎች የሚመረጡ ሰዎች ሲሆኑ ከነዛ እና የተለያዩ ገብስ ሽንብራ በቆሎ የመሳሰሉ ነገሮች ይጠቀሳሉ። የምግብ ሰብሎ ለምግብ አገልግሎት የሚሉት ማለት ነው።

የዱር እንስሳት ኑሯቸውን ከቤት ውጪ በማድረግ በዱር እና በገደል በመኖር ህይወታቸውን የማገፉ ናቸው። ከእነዚህም መካከል እንደ ጅብ፣ አንበሳ ፣ቀጭኔ የመሳሰሉት ናቸው። እነዚህም ስጋ በል እና ሳር በል ልንላቸው እንችላለን።

ገበሬዎች ገበሬዎች በኢትዮጵያ በጣም ወሳኝ ከሆኑ የማበረሰብ ክፍሎች አንዱ ሲሆኑ ለምሳሌ ብናይ በበጋ ወቅት መስኖን በመጠቀም የተላዩ አዘርትን በመዝራት የተለዩ እፅዋትን በመጥከል ለገበያ የሚያቀርቡ የማበረሰብ ክፍሎች ናቸው። እነዚህም ክፍሎች በኢትዮጵያ ብዙን ቁጥር ይዛሉ።

የመስኖ ስርዓቶች ማለት ውሃን ከትልቅዬ ውሃማ ማከላት ወይም ከወንዝ በመጥረፍ በካናል መልኩ ሰብልን ለማምረት ወይም እፅዋቶችን ለማሳደግ ተብሎ ደረቃማ በሆነ ጊዜ የሚወሰድ የሚተገበር የውሃ ውህደት ነው።

ትዮጵያ የደህን ልማት ከጊዜ ወደ ጊዜ እያሽቆለብቋላ መምጣቶ የሚታወስ ነው በአሁኑ ጊዜ ይህን የደን ልማት የተመነጠረውን ወደአግም ለማደነን ዶክተራበ ያመጡት የችግኝ መርሃት ግብር በአሁኑ ሰዓት ወደ ቀድሞው ቦታየመለሰው ይገኛል

አግሮ ኬሚካሎች ግብርናን ለማሳደግ ከሚተገበው ሩተኝ አርምጃዎች ውስጥ አንዱናንዱ ነው። አግሮ ኬሚካል ለተወርሰኑ ገበሪዎች መሆነ ለማበዛኘው ገበሬ አሆን ላይ ተስፋ እየሆነ መጧል። የአግሮ ኬሚካል ባይኖ ኖሮ ማንኛውም የኢትዮጵያ ህዝብ በልቶ ለማደራሱ ይቸግር ነበር።

በኢትዮጵያ ያለው የደንልማት በአሁኑ ሰዓት ይ የተስለቆለ እና እየቀነሳ የመጣበቅ ጊዜ ነው በድሮች ጊዜ የኢትዮጵያ የደንሸፋን ከሰባ እና ከ80% በላይ እንደሆነ ባለማዎች ይናገራሉ በአሁን ሰዓት ይህን ወደ 20 %ሰ ዝቅ መረቶ እየተነገር ይገኛል።

እንስሳት ማለት ኑሯቸውን ከቤቶች በማድረግ በዱርና ከሚኖሩ ኑሮ የሚገቡ ናቸው ከነዚህም መካከል እንደ ጅብ አንበሳና ቀጭን የመሳሰሉት ናቸው እነዚህ ስጋ በልና ሳርበል በመባል ልንከፋፈላቸው እችላለን እንደ ጅብ እና አንበሳ ያሉት ስጋብል ሲሆኑ እንደ ቀጨኔና የሜዳ አህያ ደግሞ ሳርበል እንላቸዋለን።

የበግ እርባታ ከእንስሳት እርባታዎች ውስጥ አንዱ ሲሆን፤ ይህንም በጎችን በማድለብና በመመገብ በጎችን በማብዛት የእርባታ ሒደቱን ማፋጠን ይቻላል። የበጎች እርባታ ከማንኛውም እርባታ የበለጠ ጥቅምና አገልግሎት አላቸው።

ፀረ አረም ከአግሮ ኬሚካሎች አንዱ ነው። ሰብል በማምረት የምናውቃቸው ባለድርሻ አካላቶች ይህንን ፀረ አረም በመጠቀም የአረም አይነቶችን በቀላሉ እንዲያጠፋላቸው በቀላሉ ሲጠቀሙት እንመለከታለን። ይህ አግሮ ኬሚካል እውቀት ባላቸው ሰዎች ወይም ባለሙያዎች የሚቀመም ነው።

የደን ልማት : የደን ልማት ሰወቹ የተራቆተ መሬትን ደንን በማልበስ የሚያስተዳድሩት የመልካም ምድር አይነት ነዉ ።ይህ የመልካም ምድር ደኖች በስፋት በሰፊዉ ተሸፍኖ የሚገኝ ሲሆን ይህ የደን ሽፋኑ አሁን ላይ በኢትዮጵያ ሶስት በመቶ ይሆናል።

የዱር እንስሳቶች ከቤት እንስሳት በመጠን ሆነ በብዛት በጣም ብዙ ናቸው። እነዚህ እንስሳት ከሰው ልጅ ርቀው እና ተገልለው የሚገኙ ሲሆን እነዚህም በደን ሽፋን መጠለያ የሚገኙ ናቸው።

የእንስሳት እርባታ ውስጥ እንስሳት ከብቶችን በማርባት የሚታወቁ ብዙ ሰዎች አሉ። ይህንንም ያበሻ ከብቶች ከማርባት ይልቅ የፈረንጅ ከብቶች በማርባት የገቢ ምንጭና ዕድገትን መጨመር ይቻላል። እነሱም ወተታቸው በእጥፎ ከፍተኛ በመሆኑ ነው።

በቀሎ ለምግብነት ከምንገለገለባቸው ምግቦች አንዱ ሲሆን በተለይ በጎጃም አካባቢ የሚበቅል የምግብ ዓይነት ነው ይህ የምግብ ዓይነት በሰፊው የማህበረሰብ ክፍል ተዳርሶ የተገለገሉበት ይገኛል።

የእርሻ ማሽኖች ውስጥ አንዱ ትራክተር ይገኛል። ትራክተር የባህላዊ እርሻ በማስቀረት ዘመናዊውን የእርሻ ስርዓት በማቀላጠፍ ላይ የሚገኝ የአስተራረስ ዘዴ ነው። ይሄ የእርሻ ዘመናዊ መሳሪያ በአሁኑ ሰዓት በቆላማ በመሬት ይጠቀሙታል።

የህፃናት ትምህርት ቤት ተለይቶ ጋብቻውን የሚገነባ ሲሆን ህፃናቶች በውስጥ በመገኘት እየተዝናኑ እና እየተደሰቱ የሚሠሩበት የትምህርት አይነት ነው። አንዱ ከዚህም ውስጥ የሙዋለ ህፃናት ትምህርት ቤት የሚገኝ ሲሆን ህፃናቶች በትኩረት የሚማሩበት አንዳንዳቸው ደግሞ እየተደሰቱ የሚሠሩበት ነው።

እንስሳቶችን ለማከም ከሚያገለግሉ መሳሪያዎች መካከል እንጨትን በመረባረብ በመስራት እሱን አስገብቶ መዋጋት ነው። ይህ የሚያገለግለው ሰዎች በቀላሉ እንስሳቶችን ለመውጋትና ለማከም የሚያገለግል እንዲሆን ነው።

ገበሬወች ለምግብነት የሚዉሉትን በማምረት እና እንስሳቶችን በማራባት ንሯቸዉን እና ቤተሰባቸዉን የሚያስተዳድሩ የማህበረሰብ አካላት ናቸዉ። የኢትዮጵያ ገበሬወች ሰብልን በማምረት የከተማዉንም ሆነ የገጠሩን ማህበረሰብ በመመገብ ይታወቃሉ።

የኢንዱስትሪ እርሻ አንዱ የእርሻ አይነት ነው። ይህ የአስተራረስ ዘዴ ሰብልን በጥሩ ሁኔታ እንድናመርት እና የሚያስችል ሲሆን ከነዚህ መካከል የትራክተር አስተራረስ ይገኝበታል የትራክተር አስተራረስ በተለይ በሰፊነት ሚዳማ አካባቢ ይዘወተራል። በአጠቃላይ ይህ አይነት አስተራረስ ለሰብል ምርት በጣም አስፈላጊ እና ምቹ ነው።

የዶሮ እርባታ ከእንስሳት እርባታዎች ውስጥ አንዱ ሲሆን የዶሮ እርባታ እንቁላሎችንና ዶሮዎችን በማብዛት እንስሳቶችን ከፍ ማድረግ ይቻላል። የገቢ ምንጭ ለማሳደግ ከሚያገለግሉ መሳሪያዎች ውስጥ እንቁላሎችን በመሰብሰብ እና በመሸጥ አንዱ ነው።

አግሮ ኬሚካሎች ፀረ አረምን በማጥፋት የሚያስገኙት ጥቅም በጣም ከፍተኛ ነው የአካሎች በተለይ ገበሬዎች በሰብል ወራት አረመን ለማጥፋት የሚገለገሉበት አንዱ መሳሪያ ነው።

የኢንኩቤተር የዶሮ እርባታ ለማምረት ከሚያገለግሉ መሳሪያዎች አንዱ ሲሆን የኢንኩቤተርን በመጠቀም ብዙ እንቁላሎች በአንድ ጊዜ ማስፈልፈል ይቻላል። ይህም የዶሮ ጫጩቶች በአብዛኛው በአንድ ጊዜ ብዙ ጫጩት እንዲሆኑ ያደርጋል። እንዲሁ ዶሮዎች ጫጩቶች በአንድ ላይ ካደጉ ህዝቦቿ በአንድ ላይ ያድጋሉ።

በሀገራችን ያለው የደን ልማት በአሁኑ ሰአት በከፍተኛ ሁኔታ እያደገ ሂዷል። አብይ ባካሄደው የደን ማሳደግ በሃገራችን በአሁኑ ሰዓት ከማንኛውም ሀገር እየበለጠች ሄዳለች፤ ይህም የሚያሳየው የሀገሪቱን ዕድገት ነው።

የሙያ ትምህርት ተማሪዎች የሚማሩት አንዱ የትምህርት አይነት ሲሆን ይህ የሙያ ትምህርት ለተማሪዎች በተለይ ጠቃሚ እና አስፈላጊ የሚሆንበት መንገድ አለ። ምክንያቱም ተማሪዎች እውቀት በሚይዙበት ሰአት ሙያቸውን እየያዙ ይገኛሉ።

አይሲቲ ከቴክኖሎጂ ትምህርቶች አንዱ ሲሆን ተማሪዎች በሃይስኩል እስከ 12 ኛ ክፍል የሚማሩት የትምህርት ዓይነት ነው ይሄ ትምህርት ዓይነት ተማሪዎች በእውቀት እንዲበለጽጉና ወደ ቴክኖሎጂው ዓለም እንዲቀላቀሉ የሚያግዛቸው የትምህርት ዓይነት ነው።

የዱር እንስሳት ማለት ኑሯቸውን ከቤት ውጪ በማድረግ በዱር ና በደን በመኖር ህይወታቸውን የሚገፉ ናቸው ከነዚህም መካከል እንደ ጅብ አንበሳ ቀጭኔ የመሳሰሉት ናቸው ። እነዚህ ስጋ በል ና ሳር በል በማለት ልንከፍላቸው እንችላለን። እንደ ጅብ አንበሳ ያሉት ስጋ በል ሲሆኑ እንደ ቀጭኔ የሜዳ አህያ ያሉትን ደግሞ ሳር በል እንላቸዋለን

አይጥ ከዱር እንስሳት መካከል የምትመደብ ሲሆን አንዳንዴ ደግሞ ከቤት እንስሳቶች ውስጥ የምትመደብ ትሆናለች አይጥ በምድር ላይ የምትኖር ሲሆን አንዳንዴ በጣም ገራሚና ድንቅዬ የሆነ የዱር እንስሳት በመባል የምትታወቅ ነች።

የደን ልማት ለዜጎች እና ለሀገር ምቹ ሁኔታን የሚፈጥር አንዱ የመልካምድር አይነት ነው። የደን ሽፋን በጨመረ ቁጥር እንስሳቶች ይጠለሉበታል። እንዲሁም እንሰሳዎቹም ለምግብነት እና ለተለያየ ነገር ይገለገሉበታል።

የእስቲም ተማሪዎች ልዩ ከሆነ ትምህርት ቤት የሚማሩ ሲሆን እውቀት በሚያገኙበት እና ልዩ በሆነ መንገድ እየተማሩ ይገኛሉ የእስቲም ተማሪዎች በብዛት የዩኒቨርሲቲ መምህራን ልጆች ይገኙበታል።

የኢንዱስትሪ እርሻ አንዱ የእርሻ አይነት ነው። ይህ የአስተራረስ ዘዴ ሰብልን በጥሩ ሁኔታ እንድናመርት የሚያችል ነው። ከእነዚህም መካከል የትራክተር አስተራረስ ይገኝበታል። የትራክተር አስተራረስ በተለይ በሰፊ ቦታ እና አከባቢ ይዘወተራል፤ አጠቃላይ የኢንዱስትሪ አስተራረስ ለምርት በጣም ምቹ ነው።

ዝሆን ከዱር እንስሳቶች መካከል አንዱ ሲሆን ይህም በአካል ከሁሉም የበለጠ ግዙፍ እንስሳት ነው። ይህ እንስሳት ከማንኛውም የበለጠ ግዝፈት ስላለው በየብስ ላይ ከሚኖሩት ሁሉ እሱ ትልቁ ነው።

የደሴ አዳሪ ትምህርት ቤት ልዩ ከሚባሉ ትምህርት ቤቶች አንዱ ሲሆን ይህ ትምህርት ቤት ተማሪዎችን ከስምንተኛ ክፍል ጀምሮ እየተቀበለ በእውቀት የበለጸጉ እና ያደጉ እንዲሆኑ ያገለግላቸዋል። ይህም ትምህርት በአሁኑ ጊዜ በስፋት ይገኛል።

ሰሊጥ ከሰብል ምርቶች ውስጥ አንደኛው ነው፤ ሰሊጥ በአብዛኛው በበረሃማ አከባቢዎች የሚበቅል ሲሆን ለብዙ አይነት አገልግሎቶች ይውላል። ከነዚህም ውስጥ ወደ ውጪ ለመላክ እና ለቅባት ነገሮች እንዳቅርቦት ያገለግላል፤ ይህ የሰብል አይነት በአሁኑ ሰዓት በጣም ውዱና አስፈላጊው ነው።

ገበሬዎች ለምግብነት የሚውሉትን ሰብሎች በማምረትና እንስሳቶችን በማርባት ቤተሰቦቻቸውን የሚያስተዳድሩ የማህበረሰብ አካላት ናቸው የኢትዮጵያ ገቢዎች ሰብልን በማምረት የከተማና የገጠሩ ማህበረሰብ በመመገብ ይታወቃሉ።

ትራክተር ለእርሻነት ከምንገለገልባቸው መሳሪያዎች ውስጥ አንዱ ነው። በመሆኑም ይህን መሳሪያ በተለይ በሰፋፊ እና ሜዳማ ቦታዎች እንጠቀመዋለን፤ ይህንን በመጠቀም ብዙ ሰዎች በመበልፀግ ላይ ይገኛሉ።

የደን ልማት በመወገዱ ምክንያት አለማችን ላይ አሁን ላይ ካረብንዳይ ኦክሳይጥ ልቀት በአለም ላይ በጣም ይህም የሀገሪቱን የአየር ብክነት በማስከተል ከፍተኛ ጫና እያሳደረ ይገኛል። አሁን ላይ ግን ወደማደጉ እየሄደ ነው።

አንበሳ ከዱር እንስሳቶች አንዱ ሲሆን ይህም ሁሉንም አንበሳ ሰብስቦ በማሸነፍ ምግብን በመፈለግ እና ስጋ በል የሆነ እንስሳት ነው ይህም የትኛውንም እንስሳ የሚፈራ ሳይሆን ሁሉንም ጨምቆ በእንድ ላይ ማሸነፍ የሚያስችል አቅም አለው።

የኢትዮጵያ ገበሬዎች የተለያዩ ሰብሎችን በማምረትና እንስሳቶችን በማርባት ኑሯቸውን እና ቤተሰቦቻቸውን የሚያስተዳድሩ የማህበረሰብ አካላት ናቸው እኛ ገበሬዎች ሰብልን በማምረት የከተማውንም ሆነ የገጠሩን ማበረሰብ በመመገብ ይታወቃል።

ሰሊጥ ከሰብል ምርቶች አንዱ ነው። ሰሊጥ በአብዛኛው በበረሃማ አካባቢዎች የሚበቅል ሰብል ሲሆን ለብዙ አይነት አአገልግሎቶች ይውላል። ከእነዚህም ውስጥ ወደ ውጭ ለመላክ እና ለቅባት ነገሮች እንደ አቅርቦት ያገለግላል። ይህ የሰብል አይነት በአሁኑ ሰዓት በጣም አስፈላጊው እና ውዱ ነው።

ጤፍ ከምግብ እህሎች መካከል አንዱ ሲሆን ጤፍም በመጠኗ በጣም ደቃቅ እና በአይን ለመታየት ረቂቅ መሆን አለበት። ጤፍ በጣም እንጀራዋ የሚያምር እና ለማንኛውም ማህበረሰብ በአሁኑ ሰዓት በስፋት የሚጠቀምበት ነው ማለት ነው። ይህ በኢትዮጵያ በተለይ ይተገበራል።

ገብስ ምግብ ለማዘጋጀት ከሚገለገሉባቸው ስብሎች አንዱ ሲሆን ይህም በሶ እና ጠላ የሚያገለግለው ይሄ ምግብ ዓይነት በተለይ አካባቢዎች

የደን ልማት ለሰው ልጆች እና ለእንሰሳት እንዲሁም ለዱር እንስሳት ጠቃሚ ከሚባሉት የተፈጥሮ መልካምድር ውስጥ አንዱ ነው። ይህም ለሰው ልጅ ለምግብነት ለመጠለያ እና ለልብስነት ያገለግላል። ለእንስሳት ደግሞ ለምግብነት እንዲሁም ለመጠለያነት ያገለግላቸዋል።

በኢትዮጵያ ውስጥ የግብር በ ላይ ነው የምግብ ምግብ ለማምረት ለህዝቦች ምግብ የቻለ የሚገኝ አንዱ የማህበረሰብ አካል ነው ገበሬዎች በጉበታቸው ምግብ ለማዘጋጅ ላይ ይገኛሉ

ገበሬዎች ለምግብነት የሚያገለግሉ ሰብሎችን በማምረትና እንስሳቶችን በማርባት ቤተሰቦቻቸውን የሚያስተዳድሩ የማህበረሰብ አካል ናቸው የኢትዮጵያ ገበሬዎች በማምረት የከተማውንም ሆነ የገጠሩን በመመገብ ይታወቃሉ።

እንስሳት ኑሯቸውን ከቤት ከውጭ በማድረግ በዱርና በደን በመኖር ይወታቸውን የሚገፉ ናቸው ከነዚህም መካከል እንደ ጅብ አንበሳ ቀጨኔ የመሳሰሉት ናቸው እነዚህን ስጋ በል እና ሳር በል በመባል ልንከፍላቸው እንችላለን እንደ ጅብ አንበሳ ያሉት ስጋ በል ሲሆኑ እንደቀጨኔ የሜዳ አህያ ያሉት ደግሞ ሳርበል እንላቸዋለን።

እስከ 8ኛ ክፍል ያለው ትምህርት ቤት የመጀመሪያ ደረጃ ትምህርት ይታወቃል የመጀመሪያ ደረጃ ትምህርት ቤት ተማሪዎች ከመጀመሪያው እውቀት ቤዝ ይዞ እንዲወጡ የሚያገለግል ሲምንተኛ ክፍል ማትሪክ ውጤት በመፈተን ወደ ላይኛው የትምህርት እርከን ያድጋሉ

ባቄላ ለምግብነት ከሚያገለግሉት ሰብሎች ውስጥ አንዱ ሲሆን በክክ በመሆን ለወጥ ከሚያገለግሉ ሰብሎች ውስጥ አንዱ ነው። ይህ የመግብ አይነት በአሁኑ ሰዓት በኢትዮጵያ በስፋት ማንኛውም ማህበረሰብ እየተገለገለበት ይገኛል።

የእንስሳት ህክምና እንስሳትን ጤንነታቸውን የተጠበቀ እንዲሆን እና ጤንነታቸው እንዲረጋገጥ እና የተስተካከለ እድገት እንዲኖራቸው የሚያደርግ ህክምና ነው ስለዚህ እንስሳትን መንከባከብና ጤናን መጠበቅ በጣም ጠቃሚ ነገር ነው።

ፀረ አረም ከአግሮ ኬሚካሎች ውስጥ አንዱ ነው ሰብልን ከሚያመርቱ ባለድርሻ አካሎች ይህንን ፀረ አረም በመጠቀም የአረም ዓይነቶችን በቀላሉ እንዲያጠፋላቸው ሲጠቀሙት እንመለከታለን የአሜሪካ እውቀት ባላቸው ሰዎች የሚቀመም ነው።

ሰሊጥ ከሰብል ምርቶች አንዱ ነው ሰሊጥ በአብዛኛው በበረሃማ አካባቢ የሚበቅል ሰብል ሲሆን ለብዙ አገልግሎቶች ይውላሉ ከነዚህም ውስጥ ለዘይት እና የቅባት ነገሮች እንደ አቅርቦት ያገለግላል። ይህ የሰብል አይነት በአሁኑ ሰዓት ውዱ እና አስፈላጊውም ነው።

ፀረ ኣረብ አግሮ ኬሚካሎች አንዱ ነው። ሰብልን በማረም በማምረት የምናውቃቸው ባለድርሻ አካላቶች ይህንን ጸረ አረም በመጠቀም የአረምን አይነቶች በቀላሉ እንዲያጠፋላቸው በብዛት ሲጠቀሙት እንመለከታለን። ይህ የአግሮ ኬሚካል እውቀት ባላቸው እና ባለሙያ ባላቸው ሰዎች የሚቀመም የመድሀኒት አይነት ነው።

ጸረ አረም የተለያዩ ሰብሎችን በማምረት የምናውቃቸው የተለያዩ የሚመለከታቸው አካሎች ፀረ አረም የተለያዩ የአረሞችን እንዲያጠፋላቸው በብዛት ሲጠቀሙበት እንመለከታለን ይህ አግሮ ኬሚካል እውቀት ባላቸው ሰዎች የሚቀመም ነው።

የምግብ ሰብሎች ለምግብነት እና የሰው ህይወት እንዲቀጥሉ የሚያገለግሉ ምግቦች ናቸው። ከምግብ ሰብሎች መካከል አንዱ ጤፍ ሲሆን ጤፍ ለእንጀራነት የሚያገለግል የግብርና ምርት ነው። ይህ የግብርና ምርት ለምግብነት ከሚያገለግሉት አንዱ ነው።

በኢትይዮጵያ ያለው የምስኖ ስነሥርዓቶች በአሁኑ ሰዓት በተለይ ውሃማ አካላት ባሉበት አካባቢዎች በካናል መልኩ ለመስኖነት እየተገለገለ ይገኛል። የመስኖ ሥነ ሥርዓት ለአዝርእቶችን እና ችግኞችን በማብሰል እና በማብቀል ያገለግላል።

የዶሮ እርባታ ከእንስሳት እርባታዎች መካከል አንዱ ሲሆን፤ ደሮዎችን በአንድ ቤት በማድረግ የተለያዩ እንቁላሎችን እንዲጥሉ ወይም ብዙ እንቁላሎችን እንዲጥሉ በማድረግ የሚደረግ የዶሮ እርባታ አይነት ነው። የዶሮ እርባታ በአሁኑ ሰዓት ወጣቶች በመደራጀት የሚያደርጉት የእርባታ አይነት ነው።

ጃን ሞስኮ ቤተመጻሕፍት ጃን ሞስኮ ቤተመጻሕፍት በፓሊ ካምፓስ ውስጥ የሚገኝ አንድ ትልቅ የተማሪዎች ቤተመጻሕፍት ሲሆን ይህ ቤተመጻሕፍት እጅጉን ባማረ እና ወርቃማ በሆነ ህንፃ ውስጥ ላይ የሚገኝ ሲሆን ተማሪዎች በደንብ እየተገለገሉበት ይገኛሉ።

ሰሊጥ ከሰብል ምርቶች አንዱ ነው። ሰሊጥ በአብዛኛው በረሃማ አካባቢ የሚበቅል ሰብል ሲሆን፤ ለብዙ አይነት አገልግሎት ይውላል። ከእነዚህም ውስጥ ወደ ውጭ ለመላክ እና ለቅባት ነገሮች እንደ አቅርቦት ያገለግላል። ይህ የሰብል ዓይነት በአሁኑ ሰዓት ውዱ እና አስፈልጊው ነው።

የዱር እንስሳት ማለት ኖሯቸውን ከቤት ውጭ በማድረግ በደን ውስጥ እና በውጭ ኑሯቸውን የሚገፉ ናቸው። ከነዚህ መካከል እንደ ጅብ፣ አንበሳ፣ ቀጭኔ የመሳሰሉት ናቸው። እነዚህንም ስጋ በልና እጽዋት በል በማለት ልንከፍላቸው እንችላለን፥ እንደ ጅብ አንበሳ ያሉት ስጋ በል ሲሆኑ እንደቀጭኔና የሜዳ አህያ ያሉት ደግሞ ሳር በል እንላቸዋለን።

ፀረ አርም ከአግሮ ኬሚካሎች አንዱ ነው ሰብልን በማምረት የምናቃቸው ባለድርሻ አካላት ይህንን ፀረ አረም በመጠቀም የአረም ዓይነቶችን እንዲያጠፋላቸው በብዛት ሲጠቀሙት እንመለከታለን የአብሮት የሚካል ዕውቀት ባላቸው ሰዎች የሚቀመም ነው።

እንስሳት ማለት ኑሯቸውን ከቤት ውጪ በማድረግ በዱር እና በደን ኑሯቸውን የሚገፉ ናቸው ከነዚህም መካከል እንደ ጅብ ቀጭኔ የመሳሰሉት ናቸው እነዚህን ሳርበልና ስጋብል በመባል ልንከፍላቸው እንችላለን እንደ ጅብ አንበሳ ያሉት ጋ በል ሲሆኑ እንደቀጨኔ የሚዳ አህያ ያሉት ደግሞ ሳርበል እንላቸዋለን።

የእንስሳት ህክምና ጠቃሚ ዋና ከሆኑ ነገሮች አንዱ ነው። ምክንያቱም እንስሳቶች ካልታከሙ የሚመጣው በሽታ ወደ ሰዎች ይዛመታል። የሰዎችን ይበክላል። ከእንስሳት ወደ እንስሳት እየተላለፈ እንስሳቶን ይበክልብናል። አዎ በመሰረቱ የእንስሳት ህክምና ጠቃሚና ዋና ከሚባሉ ነገሮች አንዱ ነው።

የዘር እርሻን በአግባቡ በማለስለስና እርጥበቱን አስጠብቆ በአግባቡ ለዘር በማመቻቸት የማቆያ ዘዴ ነው። ይህ የዘር እርሻ ሰብሎች በአግባቡ እንዲበቅሉ እና እንዲሁም ጥሩ ምግብ እንዲሆኑ የሚያገለግል ነው።

የቀን እንክብካቤ ትምህርት ቤት ውስጥ በማስገባት ምሳቸዉን በመብላት መመገብ ተማሪዎች ትምህርታቸውን በተስተካከልና በተሟላ መልኩ ውስጥ እንዲማሩ ያገለግላል ፕሮግራም ተማሪዎች በእርግጥ ደረጃ ጥሩ እንዲወራ ያደርጋል

የዱር እንስሳት ማለት ኑሩዋቸውን ከቤት ውጭ በማድረግ በዱርና በደን ውስጥ ኑራቸውን የሚገፉ ናቸው፤ ከነዚህም መካከል እንደ ጅብ፣ አንበሳ፣ እና ቀጭኔና የመሳሰሉት ናቸው። እነዚህም ስጋ በልና ሳር በል በማለት መክፍል እንችላለን፥ እንደ ጅብ አንበሳ ያሉት ስጋ በል ሲሆኑ እንደ ቀጭኔና የሜዳ አህያ ያሉት ደግሞ ሳር በል እንላቸዋለን።

እስካቫተር ከእርሻ ማሽኖች ውስጥ አንዱ ሲሆን ይህም ለመቆፈር እና ለማረስ የሚያገለግል ነው። ይህም የባህላዊ የእርሻን አስተራረስ ዘዴዎች በመቀነስ ወደዘመናዊው እንዲሄድ የሚያደርግ አንዱ መሳሪያ ነው።

የዘር እርሻ እርጥበት ባለበት ወቅት አካባቢ የሚታረስ እርሻ አይነት ሲሆን ይህም አዝርቱ ለመዝራት የሚያገለግል ነው ይህም ምቹ ስፍራ እርጥበታማ እና አስፈላጊ ይሆናል።

ጥሬ ሰብል ማለት ሰብሎች ገና ሳይደርሱ ወይም ለምግብነት ሳይውሉ ያሉበት ኡደተ ህይወት ሲሆን ሰብሎች እንደዚህ አይነት በብዛት የሚገኙበት ወራት በሀምሌና በነሀሴ አካባቢ የሚበስል ይሆናል።

መጋዘኖች እህሎችን በመሰብሰብ እና አንድ ላይ በማጠራቀም ደብረ ተስቦ በማዳረስ ላይ ሚናቸው ከፍተኛ ነው ከመጋዘን ከግብርና የሚመጣ እህልን በሙሉ መጋዘን ውስጥ በመግባት ለማህበረሰቡ በገበያ መልኩ ይተላለፋል።

የኢትዮጵያ ገበሬዎች በምግብነት የሚውሉ ሰዎች በማምረት የሚያስተዳድሩ የህብረተሰብ አካል ናቸው በኢትዮጵያ ሰብሎችን በማምረት የከተማውንም ሆነ የገጠሩን ማህበረሰብ በመመገብ ይታወቃል።

ጭላዳ ዝንጀሮ የዱር እንስሳቶች መካከል ጥቂቶቹ ናቸው። ጭላዳ ዝንጀሮ ኖሯቸውን በገደላማ በሆነ ቦታ የሚኖሩ የሚኖሩ ሲሆኑ ህይወታቸው እህልንና የተለያዩ እፀዎትን በመብላት የሚኖሩና ኑሯቸውን የሚገፉ ናቸው።

የምግብ ሰዎች በገጠር አማካባሪዎች የሚመረት ይሆን ከተማውንም ማንኛውን ማበረሰብአዊ መብት በመሆን የሚያገለግሉ አይነቶች ናቸው በአሁኑ ሰአት በሁሉም ኢትዮጵያ ማንኛውም ሰው ይጠቀማቸዋል